የጣውላ መፋቂያ ማሽን ይህ በጣውላ ቤት የሚገኝ ሲሆን በጣም ስራን ከማቀላጠፉ አንጻር በጣም ተመራጭ የሆነ የጋራ ባለሙያዎች በመብራት የሚሰሩበት የመብራት መሳሪያ ነው።

ጠረጴዛ ይህ ከጣውላ የሚሰራ የቤት ዕቃ ሲሆን ዋና አላማው ለመደገፊያና ነገሮችን ለማስቀመጫ እንደ ውሃ ያሉ ነገሮች ለማስቀመጥ ያገለግላል የቤት እቃ ነው በጣውላ ባለሙያዎች ይሰራል ወይም ይዘጋጃል።

ዲኤስትቪ ይህ የኤሌክትሮኒክስ መሳሪያ በወር አንድ ሺህ ብር እየከፈልን የምንጠቀመው እንደ ኳስ እና ድራማ የመሳሰሉ ነነገሮች የሚሰራጩበት የኤሌክትሮኒክስ መሳሪያ ሲሆን ይህ የኤሌክትሮኒክስ መሳሪያ ከቤታችን ውስጥ አለን።

ኒውዮርክ በብዛት ትልልቅ ሕንፆች ከሚገኙባት ከተማዎች የዓለማችን ከተማች መካከል የምትመደብ ሲሆን እነዚህ ሰማይ የጠቀስ ሕንፃዎች እና በልጭልጭ ህንጻዎች የሚያምር ሕንፃዎች አሉባት የአለማችን ውቭ ከተማ ነች።

ማሽላ ለንግድ አመቺ ከሆኑ ነገሮች መካከል ተጠቃሽ ሲሆን በእየቦታው ስለሚበቅል እና አብዛኛው ገበሬም ስለሚያመርተው ለንግ ጥሩ እና በየገበሬው ማሳ ልናገኘው እንችላለን። በገዢዎች ዘንድም በብዛት ስለሚፈልግ ተመራጭ ነው።

ብራዝሊ ይህ የጌጣጌጥ ዓይነት በእግር የሚገባ ሲሆን ከተለያዩ ላስቲኮች ከብርና ከወርቅ ሊሰራ የሚችል የጌጣጌጥ አይነት ነው ሴቶች ናቸው በብዛት ሊጠቀሙት የሚችሉት።

ዘይት በሱፐርማርኬቶች ከመናገኛቸው ምርቶች መካከል አንደኛው ሲሆን በፋብሪካ ተቀንባብሮ ከወጣ በኋላ ለገዥዎች ይወጣል በሱፐርማርኬቶች ተቀምጦ ይሸጣል። ይህ ፈሳሽም ወይም ደግሞ በተለያዩ አይነቶችም ሊቀርብ ይችላል።

ፍየል ከቤት እንስሳት መካከል የምትመደብ ሲሆን ይቺ ስጋዋን ልንበላት የምንችል እንዲሁም ደግሞ ለመስቀል በብዛት የምትታረድ የቤት እንስሳት ነች።

አቦሸማኔ ይህ የዱር እንሰሳ ከሳራማ ብሔራዊ ፓርኮች መካከል የሚገኝ ሲሆን በአደን እና በፍጥነቱ የሚታወቀ በጣም ፈጣን የፊት አላስቻለች የዱር እንስሳ ነው ዝንጉርጉር ከለር ቢጫ ነጥቦች አለው የሚታወቀ ጥቁር ቀለም አለው

ይህ ኪውኪው የሱፐርማርኬት ምርት ታሽጎ የሚሸጥ ሲሆን በብዛት ህጻናት እና አዋቂዎችም የሚበሉት ከቅባት እና ከኦቾሎኒ የሚሰራ የሱፐርማርኬት ምርት ነው።

የኢቢሲ ወይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ዜና አገልግሎት ኮርፖሬሽን በጣም ታዋቂ የሆነ የዜና አቅራቢ ድርጅት ነው ይህ ዜና ድርጅትን በኢትዮጵያና በአዲስ አበባ ከተማ የሚገኝ ድርጅቶችን የዜና ቻናል ነው።

ሴቶች ራሳቸውን ከሚያስጌጡባቸው ነገሮች መካከል አንዱ ጆሮ ጌጥ ነው። ይህ ጆሮጌጥ ጆሮላይ የሚንጠለጠል ጌጦች በተለያዩ ዲዛይን እንደሚሰሩ ይታወቃል። በክብ፣ በልብ ቅርጽ እንዲህም ደሞ ጽሁፍ በሆኑ ዲዛይኖች እንደሚሰራ ይታወቃል።

የማሽላ በጣም አዋጭ ከሆኖ የግብር እና ምርቶች መካከል የሚመደብተውል የሚበቀል በክረምት ወራት የሚዘራ እንዲሁም ደግሞ በጥቅም ወር ውስጥ የሚበቀል የግብርና ምርት ነው።

የዶሮባደህ በጣም አዋጭ ከሆነ የንግድ መካከል አንዱ ሲሆን ከአንድ ዶሮ በቀን እስከ 10 ብር የምናገኝበት እንዲሁም ደግሞ ብዙ ዶሮ ካሉ በጣም ብዙ ሺ ብር የምናደርግበት አይነት ነው።

የሴት ልጅ ግርዛት ይህ እንግዲህ በጣም አስከፊ ከሆኑ ባህሎች እና ሂደቶች መካከል አንደኛው ሲሆን በአሁኑ ሰዓት ለመቅረት ብዙ ጥርቶች እያደረገ ይገኛል መንግሥትም ነገር ግን በአፍሪካ ድንበር አካቢዎች እንደቀረ ይታወቃል።

በአሜሪካ ፖለቲካ ፓርቲ ውስጥ የዳይሬክሪ ዳይሬክት የሆነ የፖለቲካ ምርጫ ሲኖራቸው ይህ እያንዳንዱ ሕዘብ ለሚመርጣቸው መሪ በኮሩዛ አማካኝነት ምርጫቸውን ያስቀምጣሉ። የከፍተኛ ድምጽ የስበሰበው መሪ መንግስቱ ይሆናል ማለት ነው።

የበኩር ልጅ ይህ ከቤተሰባ አባላቶች መካከል የቀዳሚው የተወለደው ልጅ ሲሆን ይህ እንግዲህ የመጀመሪያው የቤተሰብ እፃናትን ሊንገባከል የሚገባ እንዲሁም ደግሞ ትልቁን የቤተሰብ ሃላፊነት የሊኮ ልጆቹ ትልቁን ቤተሰብ ኃላፊነት ሚያወስድ ነው።

የዲኮር ባለማያዎች እደ abዲኮr በጣም ታዋቂ የሆኑ በኢትዮጵያ የሚገኙ የድcር ባለማያዎች የሆኑ እነዚህ ማስጌጫዎችን በመጠቀም ቤትን እና የሰርክ ፖጋቦችን የሚያስጌጡ የምርቃዎችን የሚያስጌጡ ባለማዎች ናቸው።

ወንበር ከቤት እቃዎቹ ውስጥ አንዱ ነው። ይህ የቤት እቃም ለመተቀምጣን እንድኖልበት የሚረዳን አስፈላጊ የሆነ ህቢጥቃ አይነት ነው። ይህ የቤት እቃ በቤት ብዙ ቤቶች የሚገኝና እጅግ አስፈላጊ የሆነም የጠቃላይ የቤት አይነት ነው።

የማሳይ ማራ ማህበረሰብ እነዚህ እራሳቸውን እንደ ዘላን የሚቆጥሩ እና በሆነ በሆነ ማህበረሰብ ሂደው ካስጋጡ በኋላ አራሳቸውን በየቦታው የሚያደርጉ የዘላን ማህበረ ሰቦች ናቸው።

ጆሮ ጌጥ ይህ ከጌጣ ጌጣ አይነት መካከል አንዱ ሲሆን ይህ እንግዲህ ሴቶች ጆሮአቸውን በመበሳት ለማክስጌጥ የሚያረጉት ጥረት ነው ወይም ደሞ ጌጣ ጌጥ ነው ከብረት እና ከተለያዩ ነገሮች ሊተዘጋጅ ይችላል ዲዛይንም የተለያየ ዲዛይን አለው እናም በዚህ ሴቶች ያጌጣሉ።

የሬዲዮ ማስታወቂያ ይህ የማስታወቅ ዓይነት በሬዲዮ የሚነገር የማስታወቅ ዓይነት ሲሆን በቮይስ ኦቨር ባለሙያወቹ የሚሠራ እና በጣም ደስ ሚል የማስታወቅ ዓይነት ነው። የተለያዩ ድርጅቶች ያስተውቃሉ።

ቤታችንን ከምናስጌጥባቸው ነገሮች መካከል ጥቂቶቹ የቀለማት ናቸው። እነዚህ ውሃና ሽሮ መልክ ቀለማት በብዛት ለቤት ማስገጫነት ከሚውሉ ቀለማት መካከል ይመደባሉ።